ዘመን ዘመን እቁብ በጣም ተወዳጅ የሆነ ፐርሰንት በመቆጠም አምሳ ፐርሰን ማግኘት የሚችሉበት እና ወሩ መጨረሻ በጣም ብዙ ሽልማት ያለው የእቁብ ነው

እቁብ ወሳኝ ከሚባሉ መሠረተ ልማቶች ውስጥ አንዱ ሲሆን፤ እንግዲህ ሰዎች ተሰባስበው ብራቸውን እየጣሉና ከዛ የደረሰው ሰው ደግሞ ወደ ስራ የሚገባበት ለልማት እና ለእድገት ወሳኝ የሆኑ መሰረተልማቶች መካከል አንዱ ነው።

Sofa ተጠቃሽ ሲሆን የሶፋውንቶች እና በጣም መጠቀም የሚሰራ እና ለመቀመጫነት የጠቀመው ምቾት ያለው ዕቃ ነው ባለሙያዎች በጋራ ባለሙያዎችን ይዘጋጃል

የምህንድስና ስራ የስና ራ ለሀገር ግንባታ ቀላል የማይባል ተቀኛለሁ ሲሆን የተለያዩ ህንፃዎችን እንዲሁም ደግሞ ግንቡን ከመስራት አንጻር በጣም አሪፍ ነው።

ጊታር ይሰኛል ይህ ክሮችን በመገዝገዝ ለሙዚቃ መሳሪያነት ማድመቂ የሚውል ይህ የሙዚቃ መሳሪያ ሲሆን በጣም ደስ የሚል ክላሲካል የሚያወጣ የሙዚቃ መሳሪያ ነው።

ሬት በጣም አሪፍ ከሚባሉ ዋቢያዎች መካከል የሚጠቀስ ሲሆን በተፈጥሮ የሆነውን ፊታቸው ላይ በመቀባት ንጽህና ድንቅ የሆነ የተፈጥሮ ማዕድን ነው።

የንግድ ባንክ የራሱ የሆነ አርማ ለው ይህ አርማ ሲ.ቢ.ኢ ብሎ በእንግሊዝኛ የተጸፍበት እና ዙሪያው ቅርጫት የሚመስል ምልክት ያለው ታያችሁ የንግድ ባንክ መገለጫ ነው።

የ ፎቅ ቤት ፎቅ ቤት እንግዲህ ለአብዛኛው ማህበረሰብ በጋራ እንዲኖሩበት ተደርጎ የሚሰራ መኖሪያ ቤት ሲሆን በተለያዩ ብሎኬቶች እና ስሜንቶችን ፌሮዎችን አንድ ላይ በማደራጀት ትልቅ የማህበረሰብ መኖሪያ ቤት ነው።

ቅዱስ ላላሴ በጣም ውብ ከሆኑ ኢትዮጵያ ውስጥ ጋሉ አሉኝ ከምትላቸው የሚገበኙ እና ታሪካው በረዎች ውስጥ የሚመደብ ሲሆን ይህ ቦታ የሚገኘው በአማራክልል በወሎ ዞን ውስጥ ነው፡፡

ብረት ድስት ከቤት እቃዎች ውስጥ የሚጠቀስ ሲሆን ለወጥ መስራነት እና ለተለያዩ አገልግሎት የሚሆል ይህ የቤት እቃ ሙሉ ለሙሉ ከብረት የሚሠራ እና ለወጥ መስራነት ለአንዳንድ ነገሮች ማሞቂነት ሳተጋላ ተግናኙ ነገሮች ማሞቅነት የሚሆል የቤት እቃ ነው።

ሱቆች ቃዎችን የሚሸቀታሽቀጦችን የምንገበያይባቸው ቦታዎች ናቸውም እንዲህም ደየስፈራትችል ሊከኙ የሚችሉ ትንሽ የንግድ ቦታዎች ናቸው እንዲሔ ንግድ ቦታዎችም ትናንሽ ቃዎችን ለጊዜው የሚያስፈልጉቆችን የምንገበያይበት ቦታዎች ናቸው

ብርቱካን በጣም ጣፋጭ አቂ ከሆኑ ፈሳሽ በጣም ከሚበዛባቸው አትክልት እና ፍራፍሬዎች መካከል የሚመደብ ሲሆን ይህ አትክልት ና ራሬ በጣም የሚጥ ለጭማቂ አገርግሎት ሊውል የሚችል አትክል።

ስደት በሊቢያ ስደት እንግዲ በጣም አስከፊ የሆነ ብዙ ወንድሞቻችው እህቶቻችን እየሞቶበት እና ህይወታችው መንገድ ላይ የጠፋበት የሚገኘው አስከፊ ስደት ሲሆን በዚህ በጣም ብዙ ሆን በየመት ሕይወት እንደሚያጣይ ይታወቃል።